በላይ ዘለቀም አካባቢ የተለያዩ ጦሮችን በማሰማራት እንዲሁም ደግሞ ሲመራ የነበረ ታዋቂ መሪዎችና ከአባቶች የሚመደም ነው በላይ ዘለቀ ታዋቂ ነው የተባለበት ምክንያት ምንድነው?